ሰሀን:- ሰሀን ከቤት እቃዎች ዉስጥ የሚመደብ ሲሆን ይሄም በቤት ዉስጥ ሰዎች ለመመግቢያነት የሚገለገሉበት መሳሪያ ነዉ። ሰሀን ኢትዮጵያ ዉስጥ መቼ መመረት ጀመረ?

ፌስቡክ አንዱ የማህበራዊ ሚዲያ ሲሆን ሰዎች መረጃን በዚህ ማህበራዊ ሚዲያ ለመለዋወጥ ይገለገሉበታል። የተለያዩ ምስሎችን ፣ፅሁፎችን ያስተላልፉበታል፤ ይለዋወጡበታል። ከዚህ በተጨማሪ ምን ምን ጥቅሞችን ሊሰጥ ይችላል?

የአማራ ክልል ባንዲራ በኢትዮጵያ ከሚገኙ የክልል ባንዲራዎች አንዱ ሲሆን ይህም ለክልሉ ህዝብ እንደ መለያ ተደርጎ ይወሰዳል። ለመሆኑ ቀይ እና ቢጫው ቀለም ምንን ይወክላል?

አፄ ምኒልክ በኢትዮጵያ ከሚታወቁ ታዋቂ መሪዎች አባቶች አንዱ ናቸው። ኢትዮጵያን ሊወራት ምንድ የመጣውን ወራሪ ኃይል አሳፍረው የመለሱ ጀግና ታዋቂ መሪያችን ናቸው። ሚኒሊክ መቼ ተወለዱ?

ኢሞ የምንለው ከማህበራዊ ሚዲያዎች አንዱ ሲሆን ሲሆን ሰዎች ለግንኙነት ፣መረጃዎችን ለመለዋወጥ የሚጠቀሙበት አንዱ የማህበራዊ ሚዲያ ነው። ይህ ማህበራዊ ሚዲያ ምን ጥቅም ይሰጣል?

ብሳዕና የምንለው የእፅዋት አይነት ሲሆን በኢትዮጵያ በተለያዩ አካባቢዎች ይገኛል። ይህ ብሳዕና ቅጠለ ሰፋፊ ከሆኑ እፅዋቶች ውስጥ ይመደባል። ለመሆኑ ብሳዕና በድርቅ ሰዓት ቅጠሎችን ያረግፋል። ለምን ይመስላችኋል?

ገና በኢትዮጵያ ከሚገኙ ባህሎች አንዱ ሲሆን ይህም ጥንግ በማዘጋጀትወይም ሩድ በማዘጋጀት በወጣቶች መካከል የሚደረግ ጨዋታ ነው። ገና በኢትዮጵያ መች ጀምሮ መከበር ጀመረ?

ጀልባ በባህር ላይ፣ በሀይቆች ላይ፣ በውሃማ አካላት ላይ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የሚያግዝ የመጓጓዣ አይነት ነው ።ይህ የመጓጓዣ አይነት ወይም ጀልባ የት ተፈጠረ?

አጼ ኃይለ ሥላሴ በ ኢትዮጵያ ከሚታወቁ ታዋቂ መሪዎች አንዱ ሲሆኑ፤ ኢትዮጵያም የመጨረሻው ንጉሠ ነገሥት ናቸው። አፄ ኃይለስላሴ በኢትዮጵያ ለስንት ዓመታት ገዙ?

ንጉስ ኢዛና በኢትዮጲያ ታዋቂ ከነበሩ መሪዎች እና አባቶች አንዱ ናቸው ። ንጉስ ኢዛና በኢትዮጵያ በሰሜናዊ ክፍል መቀመጫቸውን አድርገው ኢትዮጵያን የገዙ ናቸው ። ንጉስ ኢዛና በምን ይታወቃሉ ?

የጭቃ ቤት ግንባታ የምንለው ከስነ ህንፃና ግንባታወች፤ ከባህላዊ ስነ ህንፃና ግንባታወች ውስጥ የሚመደብ ሲሆን ይህም ጭቃን አቡክቶ ከ ዲንጋይ ጋር በማድረግ በመገንባት የሚገነባ ነው ማለት ነው።

የአፋር ማህበረሰብ በሰሜኑ የኢትዮጵያ ክፍል እንዲሁም በምስራቁ የኢትዮጵያ ክፍል የሚገኝ ማህበረሰብ ሲሆን በአርብቶ አደርነት የሚታወቅ የኢትዮጵያ ማህበረሰብ ነው። የአፋር ማህበረሰብ ከኢትዮጵያ ከሌሎች ማህበረሰቦች በምን ይለያል?

ብራንባር ከጌጣጌጦች አንዱ ነው። ይህ ጌጣጌጥ በኢትዮጵያ ገጠራማ አካባቢዎች የሚዘወትር የጌጣጌጥ አይነት ሲሆን ፤ ይህ ብራንባር የተባለ ጌጣጌጥ በምን በምን ላይ ሊደረግ ይችላል?

የስራ ማስታወቂያ ስራዎች አዳዲስ ስራዎች ሲወጡ ድርጅቶች የተለያዩ የመንግስት ድርጅቶች የግል ድርጅቶች ለተቀጣሪዎች የሚያወጡት የስራ ማስታወቂያ። የስራ ማስታወቂያ የት የት ይለጠፋል?

በኩር ጋዜጣ ከጋዜጣዎች መካከል አንዷ ስትሆን በኩር ጋዜጣ በየሳምንቱ የምትወጣትጋዜጣ ናት። በኩር ጋዜጣ በሳምንት ስንት ጊዜ ትታተማለች?

ገበጣ ገበጣ በኢትዮጵያ ከሚገኙ ባህላዊ ጨዋታዎች እንዲሁም ባህሎች ዉስጥ አንዱ ሲሆን ይህም በስምንት ጉድጕድ ወይም በአስራ ስድስት ጉድጕድ ወይም ከዛ በላይ በሆኑ ጉድጕዶችን በነሱ ጠጠር በማስቀመጥ የሚከወን ጭዋታ ነው::

አባገዳ በኢትዮጵያ ከሚገኙ ባህል ዓይነቶች አንዱ ሲሆን፤ ይህ አባገዳ የሚባለው ባህል በኦሮሞ ተወላጆች የሚከበር፣ የሚዘወተር ባህል ነው። አባገዳ ለሀገር ምን ጥቅም ይሰጣል?

የጋምቤላ ብሔረሰብ በኢትዮጵያ በስተምዕራብ ከሚገኙ ብሔር ብሄረሰቦች እና ማህበረሰቦች አንዱ ነው። ለመሆኑ የጋምቤላ ብሔረሰብ መተዳደሪያዎቹ ምንድን ናቸው።

የነጠላ ጫማ የምንለው የጫማ አይነት ሲሆን ይህም ከተለያዩ ግብአቶች ሊሰራ ይችላል። ለምሳሌ፦ ከቆዳ ሊሰራ ይችላል። በኢትዮጵያ በተለያዩ አካባቢዎች ዘመናዊ ነጠላ ጫማ ከመምጣቱ በፊት ይህንን ይጠቀሙ ነበርን?

የንግድ ልብስ ነጋዴዎች ወይም ሰዎች ልብስን ለተጠቃሚዎች፥ ለ ለተገልጋዮች የሚያቀርቡበት የንግድ አይነት ነው። ለሀገር እጅግ በጣም ብዙ ጥቅም ይሰጣል። ከልብስ ምን ያክል ትርፍ ሊገኝ ይችላል?

ፐርሰናል ኮምፒተር ይንምንለው ደግሞ የኤሌክትሮኒክስ አይነት ሲሆን ይህ በመጠን አንሶ የመጣ ከአራተኛው ትውልድ ላይ የመጣ የ ኤሌክትሮኒክስ አይነት ነው:: የሚሰራው ሥራ እጅግ ከፍተኛ ነው ማለት ነው::

የኢትዮጵያ ባንዲራ ከባንዲራዎች ውስጥ ይመደባል ይህም አረንጓዴ ቢጫና ቀይ እንዲሁም በማዕከሉ ላይ አርማ ያለው ሲሆን ለመሆኑ አረንጓዴ ምንን ይወክላል ቀይ ምንን ይወክላል ቢጫ ምንን ይወክላል።

ማሲንቆ ከልዩ ልዩ መሳሪያዎች ውስጥ የሚመደብ ሲሆን ይህን በሙዚቃ መሳሪያነት የሚያገለግል እጅግ በጣም ጣእም ያለው ዜማ የሚያቀርብ እጅግ በጣም ተወዳጅ ሃገራችን መሳሪያ ነው።

የወርቅ ግብይይት ከግብይይት አይነቶች አንዱ ሲሆን ይህ ግብይይት በኢትዮጵያ በተለያዩ አካባቢወች የሚደረግ ግብይይት ነው። በአሁኑ ሰአት ከፍተኛ የወርቅ ግብይይት በኢትዮጵያ እየተካሄደ ይገኛል። ከወርቅ ቤት ግብይይትስ ምን ይገኛል?

ፒያኑ አንዱ ከልዩ ልዩ መሳሪያዎች የሚመደብ ሲሆን የፒያኖ ለሙዚቃ መገልገያነት ይጠቅማል። ፒያኖን አቀላጥፎ በመጫዎት የሚታወቁት የኢትዮጵያ አርቲስቶች መካከል አንዱን ጥቀስ?

የእለት ዜናዎች ከዜናዎች ውስጥ አንዱ ነው። ይህም በእለት በአንድ ቀን ውስጥ ሲከናወኑ የዋሉ ዜናዎችን፣ ተግባራቶችን የሚዘገበበት ነው። በኢትዮጵያ ምን ሰአት ምን ሰአት እነዚህ ዜናዎች ይዘገባሉ?

የአዊ ማህበረሰብ በአማራ ክልል በጎጃም አካባቢ የሚገኝ ማኀበረሰብ ነው። የራሱ ቋንቋዎችና ባህሎች ያሉት ማህበረሰብ ነው ይህ ማህበረሰብ ምን ቋንቋ ይናገራል?

የውሀ ዳር መናፈሻ ወይም መዝናኛ ከምንላቸው የመዝናኛ አገልግሎት ሲሆን ኢትዮጵያ በመናፈሻነት ከሚታወቁ አንዱን ጥቀሱ?

ጎማ ጫማ ወይም ደግሞ የኮንጎ ጫማ የምንለው ከመኪና ጎማ የሚሰራ ጫማ እና በኢትዮጵያ በአብዛኛው የገጠራማ ክፍል ክፍል አካባቢ የሚለበስ ጫማ ነው። ይህ የጎማ ጫማ እንዴት ይሰራል?

ኦርቶዶክስ ሀይማኖት በኢትዮጵያ እንዲሁም በአለም ብዙ ተከታዮችና አማኞች ያሉት ሀይማኖት ነው። ለመሆኑ ኦርቶዶክስ ሀይማኖት ወደ ኢትዮጵያ በስንተኛው ክፍለ ዘመን ገባ?

አበይት ዜና፤ አበይት ዜና ዋና ዋና ዜናዎች የሚቀርቡበት፣ ርእሰ ጉዳዮች የሚነገሩበት የዜና አይነት ነው። አበይት ዜና መጀመሪያ ወይስ መጨረሻ የሚቀርበው?

የሶማሌ ማህበረሰብ በኢትዮጵያ በስተደቡብ አካባቢ የሚገኝ ሰፊ ማህበረሰብ ሲሆን የራሱ ባህል ቋንቋ ያለው የኢትዮጵያ ማህበረሰብ ነው። ከሱማሌ ባህሎች አንዱን ጥቀሱ።

ጠጅ በሃገራችን ከሚገኙ መጠጦች አንዱ ነው ይሄ ጠጅ በማር በመጥመቅ የሚዘጋጅ ነው። ጠጅ ለጤንነት ምን ጥቅም ይሰጣል?

ቢራ አንዱ የመጠጥ አይነት ሲሆን ይህ ከአስራስምንት ዓመት በላይ ለሆኑ ሰዎች የሚፈቀድ የመጠጥ ነው ። ይህ ቢራ ወደ ኢትዮጵያ መቼ ገባ ?

የቆርቆሮ ቤት በኢትዮጵያ በአብዛኛው አካባቤዎች ለመኖሪያነት የሚያገለግል በቆርቆሮ የተሰራ ቤት ነው። ቆርቆሮ ለመጀመሪይቅ ጊዜ ወደ ኢትዮጵያ የገባው መቸ ነው?

መኪና ከተሸከርካሪዎች ውስጥ አንዱ ነው ። ሰዎች ከቦታ ቦታ ለመጓጓዝ የሚጠቀሙበት ተሽከርካሪ ወይም መጓጓዣ ነው ። ለመሆኑ ተሽከርካሪ ወይም መኪና ወደ ኢትዮጵያ መቼ ገባ ?

ጠረጴዛ የቢሮ እቃ ከምንላቸው ውስጥ የሚመደብ ሲሆን በቢሮ ስራዎች የምንጠቀምበት ለ ቢሮ ስራ የሚያገለግል የቢሮ እቃ ነው። ይህ ጠረጴዛ ከምን ከምን ሊሰራ ይችላል?

አፄ ቴዎድሮስ ከኢትዮጵያ ታዋቂ መሪ አባት መካከል አንዱ ናቸው። አፄ ቴዎድሮስ ኢትዮጵያን ወደዘመናዊ እድገት የመሩ የመጀመርያው ንጉስ ናቸው። አፄ ቴዎድሮስ መቼ ሞቱ?